ዲቪሉ ግድብ በቅር ላይ ያለ ትልቅ ፕሮጀክት ነው ለአዲስ አበባ ውሃ አቅርቦት የወደፊት ዋነኛ መፍትሄ ተብሎ የታቀደ ፕሮጀክት ነው። ግድቡ በገላን አካባቢ በገፈርሳ አቅጣጫ የሚገነባ ሲሆን፤ ከተገነባው በኋላ የውሃ አቅርቦት አቅሙ በእጅጉ ከፍ ያደርጋል ተብሎ ይጠበቃል። የፕሮጀክቱ በዋናነት የአባይ ተፋሰስ አካል የሆነውን ውሃ ለከተማው ማምጣት ያለመ ነው።

የወንጀል ምርመራ የጥበቃ መኪኖች የወንጀል ማስረጃን ለመመርመርና ምርመራ ለመካሄድ የሚያገለግሉ መኪኖች ሲሆኑ እነዚህ መኪኖች ወንጀል በተፈጸመበት ቦታ በፍጥነት ለመድረስና አስፈላጊ የሆኑ መሳሪያዎችን ይዘው ለመንቀሳቀስ የተዘጋጁ መኪናዎች ናቸው።

ጎተራ ኮንዶሚኒየም ሳይት በአዲስ አበባ ማህል ከተማ አካባቢ የሚገኝ ሲሆን ቀደም ብሎ ከተገነቡት የኮንዶሚኒየም ፕሮጀክቶች ውስጥ አንዱ ነው ለከተማ ነዋሪዎች የመኖሪያ ስፍራ ነው ይህም ለበርካታዎች የመኖሪያ አገልግሎት የሰጠ ልዩ ቤት ነው።

ቢሾፍቱ ከተማ የነዋሪዎች ምዝገባ ማዕከል መገኛው በኦሮሚያ ክልል ሲሆን በቢሾፍቱ ከተማ ይገኛል። የአካባቢውን የልደት መዝገባ ፍላጎትን ያሟላል ከልደት ምዝገባ ፍላጎት በተጨማሪ የሞት ምዝገባ ፣የጋብቻ ምዝገባ እንዲሁም የተለያዩ የወሳኝ ኩነቶች ምዝገባን ያካትታል።

የድሬዳዋ ከተማ ጤና ጣቢያዎች በድሬዳዋ ከተማ ውስጥ የሚገኙ ሲሆኑ የድሬዳዋን ከተማ ነዋሪ ጤናን የሚጠብቁ እና የኗሪ ጤና የሚያረጋግጡ ተቋማት ናቸው ይህም በድሬደዋ ከተማ ላይ የሚኖረው ህብረተሰብ ከፍተኛ የሆነ ጠቃሚ የጤና አስተዋጽኦ አበርክቷል።

የአበባ ከተማ አስተዳደር የሊዝ ቤት ልማት ፕሮግራም ይህ በግለሰቦችና በድርጅቶች መሬትን በሊዝ በመያዝ የራሳቸውን ቤት ወይም አፓርታማ የሚገነቡበትን ሥርዓት ያመለክታል። ይህም የመንግሥት ኮንዶሚኒየምን ብቻ ሳይሆን የከተማ ልማት እና አጠቃላይ ፍላጎት ያሟላ ነው።

የከተማ የሳት አደጋ መከላከያ ጣቢያ በኦሮሚያ ክልል በጅማ ከተማ የሚገኝ ሲሆን ለማህበረሰቡ ተወላጆች ተወላጆች ከፍተኛ የሆነ አስተዋጽኦ አለው።

የሲቪል ማህበራት ኤጀንሲ የሲቪል ማህበራት የስራ ነፃነትን የሚመራ የሚያረጋግጥ ነው በመብት ዘርፍ የሚሰሩትን ጨምሮ ፈቃድ እንዲያገኙ በማድረግ የዜጎችን የመሰብሰብና የመደራጀት መብት በከፍል ይደግፋል።

የአፋር ክልል ዋና ከተማ የእሳት አደጋ ጣቢያ ከተማ የሚገኝ ሲሆን በክልሉ ያለውንና የማህበረሰብ አደጋ ለመከላከል ይሠራል ይህም በአፋር ክፍለ ከተማ ለሚኖሩ ሰዎች እንዲሁ ማህበረሰቦች ከፍተኛ የሆነ አስተዋጽኦ እያበረከተ ይገኛል

ባህርዳር ሪፈራል ሆስፒታል በአማራ ክልል ዋና ከተማ የሚጠኝ ሲሆን ከክልሉ የተለያዩ አካባቢዎች ለሚመጡ ታካሚዎች ሪፈራል አገልግሎትን ይሰጣል። ይህም ለባህርዳር ከተማ እና በዙሪያዋ ላሉ ህብረተሰብ ከፍተኛ የሆነ የጤና አገልግሎትን እየሰጠ የሚገኝ ልዩ ተቋም ነው።

አዳማ ዋናው ማከፋፊያ ጣቢያ ክልል አዳማ ከተማ የሚገኝ ሲሆን በአዲስ አበባ እና በአዋሽ አካባቢ ያሉ የሃይል ማመንጫዎችን ከክልል ከተሞች ጋር ያገናኛል ይህም ለአዳማ ከተማ ነዋሪዎች ከፍተኛ የሃይል አቅርቦት በማቅረብ እያገለገለ ይገኛል ።

የመቀሌ ከተማ የጋራ መኖሪያ ቤቶች በትግራይ ክልል ዋና ከተማ ውስጥ የተገነቡ የሕዝብ ቤቶች ሲሆኑ የመኖሪ ቤት ፍላጎትን ያሟላሉ ይህም በትግራይ ከተማ ለሚኖሩ የዝቅተኛ እና የመካከለኛ ገቢ ህብረተሰብ ከፍተኛ የሆነ የቤት አቅርቦትን ሰጥቷል፡፡

በጤና ተቋሟት በገጠር አካባቢዎች የሚገኙት በገጠር አካባቢዎች የሚገኙት ሲሆኑ ለአንደኛ ደረጃ የመከላከያ እና የመሠረታዊ ሕክም እና አገልግሎት የሚሰጡት መነሻ ነጥቦች ናቸው። ይህን በገጠር ለሚኖረው ህብረተሰብ ከፍተኛ የሆኑ አገልግሎትን ይሰጣሉ።

የደሴ ከተማ መዝናኛ ፓርኮች በደሲ ከተማ የሚገኙ ሲሆኑ የከተማዋን ዋሪዎች የመዝናኛ እና የማህበራዊ መገናኘት ፍላጎት እያማሉ ይገኛሉ። በአርንጓዴ ስፍራነት በመቀመጣቸው ለልጆች እንዲሁም ለዋቂዎች ከፍተኛ የሆነ የመዝናኛ ማዕከል በመሆን እያገለገለ ይገኛል።